በአሁኑ ሰዓት ብዙ የንግድ ስራዎች በመሰራት ላይ ይገኛሉ ። ከእነዚህም ውስጥ የበግ ንግድ ብንወስድ የበግ ንግድ በጣም በስርዓት ይሰራል ። ለመሆኑ አንድ በግ በአሁኑ ሰዓት ስንት ብር ትሸጣለች ?

በአሁኑ ሰዓተት በጣም ብዙ መጠጦች እንደ አዲስ በመሠራት ላይ ይገኛሉ። ከእነዚህም ውስጥ አራዳ ቢራን ብንወስድ ይኽ አራዳ ቢራ ዋና ፋብሪካው የት ነው? የት ከተማ ነው መቀመጫው?

በአሁኑ ሰዓት በጣም ታዋቂ ሰዎች በጣም ብዙ ታዋቂ ሰዎች የማስታወቂያ ስራ ይሰራሉ ።ከነዚህም ታዋቂ ሰዎች መካከል ጃኒ ብንወስድ ጃኒ ምን አይነት ማስታወቂያ ሰርታለች?

የማስታወቂያ ሥራ በመስራት ከሚታወቁ አርቲስቶች መካከል ሃናንን ብንወስድ ይህች አርቲስት በአሁን ሰዓት የስንት ልጆች እናት ናት?

ከቢሮ እቃዎች መካከል ፋይሎችን ወይም የመረጃዎችን መደርደሪያዎችን ብንወስድ እነዚህ መደርደሪያዎች ከምን ይሰራሉ?

በአሁኑ ሰአት በጣም ብዙ አይነት መጠጦች አሉ። የለስላሳ መጠጦች አሉ። ለመሆኑ ከለስላሳ መጠጦች ውስጥ ኮካ ኮላን ብንወስድ ይህ መጠጥ የየት አገር ምርት ነው?

ፍቅር እስከ መቃብር በመባል የሚታወቀው የአዲስ አለማየሁ መፅሐፍ በጣም እጅግ በጣም ሲበዛ ተወዳጅ የሆነ መጽሐፍና በብዙዎችም ተቀባይነት ያግኘ መጽሐፍ ነው:: የሚያጠነጥነውም የፍቅር ታሪክ ላይ ነው::

በአሁኑ ሰዓት በጣም ብዙ ሰዎች የባህር ላይ ጉዞን ይጓዛሉ ። ይህን የባህር ላይ ጉዞ ለመጓዝም እየተለያዩ መጓጓዣዎችን ሊጠቀሙ ይችላሉ ከነዚህ መሃል መርከቦችን ይጠቀማሉ ። መርከቦች በጣም ረጅም ርቀት ለመጓዝ ተመራጭ ናቸው ።

በአሁኑ ሰአት በጣም ብዙ ህግ አስከባሪዎች ዪገኛሉ ከነዚህም ዉስጥ የፌድራል ፖሊስን ብንወስድ የፌድራል ፖሊስ ህግን በማስከበር ይታወቃል። ይህ የፌድራል ፖሊስ ዋና መስሪያ ቤት መቀመጫ የት ነው?

ኢትዮቴሌኮም በጣም ግዙፍ የሆነ የኢትዮጵያ መሰረታዊ አገልግሎት የሚሰጥ ተቋም ነው ። ይህ ተቋም በጣም ግዙፍ እና በጣም በሚሊዮን ገንዘብ ውስጥ በአመት ትርፍ የሚያገኝ ተቋም ነው ።

በአሁኑ ሰዓት ብዙ መዋቢያና የውበት መጠበቂያ መሳሪያ አሉ ከነዚህ የውበት መጠበቂ መሳሪያዎች ውስጥ ቅባቶችን ብንዋስድ ከምንከምን ገሮች ይሰራል?

በአገራችን በጣም ታዋቂ መሪዎችና አባቶች አሉ። በጣም የሚያስታርቁና የሚወደዱ አባቶች አሉ። ከእነዚህም መሀል አባ ማቲያስን ብንወስድ እኚህ አባትህ በጣም አንጋፋና ታዋቂ የሆኑ አባት ናቸው።

የኤሌትሪካል ኢንጅነሪንግ ተማሪ በጣም ብዙ አይነት የፊዚክስ ቀመሮች እና ልዩ ልዩ ትምህርቶችን ይወስዳል ። ለመሆኑ ይህ ተማሪ ከተመረቀ በኋላ በምን አይነት ድርጅቶች ተቀጥሮ ሊሰራ ይችላል?

የአባይ ባስ ተሽከርካሪዎች መንገደኞች ማጕጕዣን ባስ ብንወስድ ይህ ባስ በጣም ዘመናዊ እና ፈጣን የሆነ ማጕጕዣ ነው:: በጣም ብዙ ሰዎችንም መያዝ የሚችል ማጕጕዣ መኪና ነው::

አንጋፋው ዜና አቅራቢ ተመስገን በየነ በምን በኢቲቪ ዜና በማቅረብ ይታወቃል ? ይህ ዜና አንባቢ አሁን ላይ ስንት ዓመቱ ነው ?

በሀገራችን በጣም ብዙ ባህላዊቶች መጠጦች አሉ ከነዚህም ውስጥ ጠጅ ብንወስድ በጣም ተወዳጅ እና የድሮ ባለአባቶች የሚጠጡት መጠጥ ነው። በውስጡ ማርና ጌሾ የመሳሰሉት ነገሮች ይገኙበታል።

የአማራ ኮርፖሬሽን አርማ ማንሳት ይቻላል ።ይህ አርማ በቀይ የተፃፈና አሚኮ የሚል ፅሁፍ ያለበት አርማ ነው።

በአሁን ሰዓት በጣም ልዩ ልዩ መሣሪያዎች በመገኘት በመስራት ላይ ይገኛሉ፤ ለምሳሌ አንድን መንገድ ሥራ ለመሥራት ልንጠቀምባቸዉ ከምንችላቸው መካከል ዶዘርን ብንወስድ ። አንድ ዶዘር ስንት ብር ይሸጣል?

በአሁኑ ሰአት በጣም ብዙ መለያ አርማወች ያሉ ሲሆን ከአነዚህም ውስጥ የደቡብ ክልልን ሰንደቅ አላማ ብንወስድ የደቡብ ክልል ደንደቅ አላማ ስንት ቀለሞች አሉት? ምን ምን አይነት ቀለሞችስ አሉት?

የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት ሀይለ ማሪያም ደሳለኝ በአሁኑ ሰዓት በምን አይነት ስራ ላይ በመሰማራት ላይ ተሰማርተው ይገኛሉ ወይስ ምን አይነት ስራ በመስራት ላይ ይገኛል በአሁኑ ሰዓት?

በአሁኑ ሰዓት ብዙ ማህበራዊ ሚዲያዎች ይገኛሉ ከነዚህም ውስጥ ታክቶክ ብዙም ነገሮችን ቁም ነገር መጨበጫና ሚዲያ ይህ ሚዲያ የየትሀገር ሚዲያ ነው?

የላሊበላ ውቅር አብያተክርስቲያን በቱሪዝም መስህብነቱ የሚታወቅ የኢትዮጵያ ቅርሶች መካከል አንዱ ነው። ይህ ቅርስም በጣም ብዙ ገቢ በዓመት ያስገኛል።

በአሁኑ ሰዓት በጣም ብዙ የጫማ ፋብሪካዎች ኢትዮጵያ ውስጥ ይገኛሉ ። ከእነዚህም ውስጥ የአምበሳ ጫማ ፋብሪካን ብንወስድ የአምበሳ ጫማ ፋብሪካ ምን አይነት ግብአቶችን ይጠቀማል ጫማዎችን ለመስራት?

ኢትዮጵያ ውስጥ በጣም ብዙ ሩህሩህ እና ደግ አባቶች ይገኛሉ። ከእነዚህም ውስጥ የኢትዮጵያ ኦርቶዶክስ እምነት ተከታዮች ጳጳስን ብንወስድ እኚህ ጳጳስ ስማቸው በመባል ይታወቃል?

የቤት ዕቃዎች መካከል ቤት ከሚገኙ እቃዎች መካከል ቴሌቪዥን ብንወስድ ቴሌቭዥን በአብዛኛው ቤት ውስጥ የሚገኝ እቃ ነው ይህ እቃም እንደ መዝናኛና የተለያዩ ዜናዎችን ለመስማት ለመዝናኛነት የተለያዩ ሚዲያዎችን ለመከታተል ይጠቅማ::

በጎጃም ውስጥ በጣም ብዙ ባህላዊ ጭፈራዎች እና መጠጦች አሉ ። ለመሆኑ ጎጃም አካባቢ ከሚገኙ በአላት መካከል አንዱን ጥቅስ?

በአሁኑ ሰዓት በጣም ብዙ ፋሽን አቅራቢ ድርጅቶች አሉ። ከእነዚህም ድርጅቶች ዉስጥ ኤቢሲ ፋሽን ብንወስድ ይህ ፋሽን ድርጅት በስንት ዓመተ ምህረት ተመሰረተ?

የኢትዮጵያ ፖስታ አገልግሎትን ብኖስድ በጣም በመሰረታዊ አገልግሎት በመስጠት በጣም አንጋፋ ተቋም ነው ይህ ተቋም በአሁኑ ሰዓት ጥሩ ሁኔታ ላይ የሚገኝ ተቋም ነው።

የዱር እንስሳቶች በጣም አስፈሪ ፍጥረቶች ናቸው ከእነዚህ ውስጥ ጅብን ብንወስድ አንድ ጅብ በቀን ምን ያህል አውሬዎችን ሊገል ይችላል?

ከልዩ ልዩ መሳሪያዎች መካከል ኮምፒውተሮችን ብንወስድ ኮምፒዩተሮች አሁን በአለም ላይ በጣም በስፋት በጣም ሰዎችን በማገልገል ላይ ያሉ መሳሪያዎች ናቸው ። የተለያዩ መረጃዎችን ለማስተላለፍ እና ለማስቀመጥ ይጠቅሙናል ።

ከቤት እቃዎች ውስጥ የተለያዩ የቁም ሳጥኖችን ብንወስድ ቁም ሳጥኖች በጣም በአሁኑ ሰአት ውድ እየሆኑና በዛ ላይም በሰው ዘንድም ተፈላጊ የሆኑ የቤት እቃ ናቸው። እነዚህ እቃዎችም ከጣውላና ከብረት ሊሰሩ ይችላሉ።

ኢትዮጵያ ውስጥ በጣም ብዙ መሰረታዊ አገልግሎቶች የሚሰጡ አሉ። ከነዚምም ውስጥ የኢትዮጵያን መብራት ሀይልን ብንወስድ ይህ የኢትዮጵያ የኤሌክትሪክ አገልግሎትን ብንወስድ ይህ ተቋም በ2016 ጠቅላላ ገቢው ስንት ነበር?

ከዱር እንስሳቶች በብዛት ኢትዮጵያ ውስጥ ይገኛሉ። ከነዚህም ውስጥ አንበሳን ብንወስድ አንበሳ ምን አይነት ምግቦችን ይመገባል?

በአሁኑ ሰዓት በባህርዳር ላይ ብዙ መሰረተ ልማቶች በመጀመር ላይ ይገኛሉ ለምሳሌ በቅርቡ የተጀመረው የባህር ዳር የኮሪደር ልማት ምን ያህል በጀት ነበረ የተሰጠው?

በአሁኑ ሰአት በጣም ቆንጆ ቆንጆ ህንጻዎች በመሰራት ላይ ይገኛሉ። ለምሳሌ አድሱን የንግድ ባንክን ህንጻ ብንወስድ በጣም የሚያምር ህንጻ ነው። ይህ ህንጻ ስንት ወለሎች አሉት?

በአሁኑ ሰአት በጣም ብዙ ማህበራዊ ሚዲያዎች ሰዎችን እንደመዝናኛም እንደስራም ለስራ መስሪያም ለማሳቂያም ይጠቀሙባቸዋል። ከነዚህም ውስጥ ፌስቡክን ብንወስድ ፌስቡክ የየት ሀገር ድርጅት ነው?

በአሁኑ ሰዓት ብዙ ጌጣጌጦች በአንገት እና በጆሮ ላይ በመደረግ የሰው ልጅን ውበት ይገልፃሉ። ከነዚህም ውስጥ ወርቅን ብንወስድ አንድ ወርቅ በግራም ምን ያህል ብር ይሸጣል?

ሰብልን ደፍጫውን ከጥሬው በመለየት ላይ ያሉ ሁለት ወጣቶች በመንፈስ ላይ ያሉ ወጣቶች ናቸው። እንዲህ ስንዴ የመሰለ ሰብል ነው።

የሰሜን ተራሮች ብሔራዊ ፓርክ በጣም በቱሪዝም ስራዎች ይታወቃል። ለመሆኑ ይህ ብሔራዊ ፓርክ በቀን ምን ያህል ገቢ ያገኛል ከቱሪስቶች?

የትግራይ ክልል ባንዲራ ቀይ እና ቢጫ ቀለሞች አሉት፤ እንዲሁም ይህ ባንዲራ መሃል ላይ መደቡ ላይ ምን አይነት ምልክት ይታያል?

ግብርና በኢትዮጵያ ውስጥ ወይም በሀገራችን በጣም በስፋት የሚሰራ ስራ ነው። ከነዚህ ውስጥ ለምሳሌ አንድ ግብርና የሚሰራ ሰው ጤፍ ቢያመርት አንድ ኩንታል ጤፍ በስንት ብር ይሸጣል?

በአሁኑ ሰዓት በጣም ብዙ የጫማ ብራንዶች እንደ አዲስ በመፈጠር ላይ ይገኛሉ። ለምሳሌ የናይክን ብራንድ ብነወስት ይህ የናይክ ብራንድ ጫማ አምራች የት ሃገር ይገኛል?

በወላይታ ማህበረሰብ ውስጥ በጣም ተወዳጅ ምግባቸው ውስጥ አንድ ተወዳጅ ምድብ አላቸው። ይህ ምግብ ቁርጥ በመባል ይታወቃል። ለመሆኑ ይህን ምግብ ለማዘጋጀት ምን ያህል ገንዘብ ያሰፈልጋል?

ከቤት እቃዎች ውስጥ ብዙ የቤት እቃዎች አሉ። ከነዚህም ውስጥ አልጋዎችን ብንዎስድ በአሁኑ ሰአት አልጋዎች ዋጋቸው እየጨመረ ሂዷል። በአሁኑ ሰአት ስንት ብር አንድ አልጋ ይሸጣል?

ኢትዮጵያ በአመት ውስጥ በጣም ከቱሪዝም ዘርፎች በጣም ብዙ ገንዘብ ታገኛለች። ለምሳሌ የላሊበላ ውቅር አብያተ ክርስቲያናት ብንወስድ የላሊበላ ውቅር አብያተ ክርስቲያናት በአመት ምን ያህል ገቢ ያስገኛል?

ሱፐር ማርኬት ውስጥ የተለያዩ ምርቶች ይገኛሉ። ከነዚህም ውስጥ የተለያዩ የኮስሞቲክስ እቃዎች አሉ። እኒህ የኮስሞቲክስ እቃዎች በብዛት ከየት ሀገር ነው? የሚመረቱት።

በባህር ላይ ከቦታ ቦታ ልንቀሳቀስባቸው ለምንችልባቸው መካከል መርከቦች ይገኛሉ። ለምሳሌ አንድ አነስተኛ መርከብ ስንት ሰዎችን መያዝ ይችላል?

አድስ አበባ ውስጥ በቅርቡ በጣም ብዙ መዝናኛዎች እና መናፈሻዎች ተሰርተዋል። ከነዚህም ውስጥ አንድነት ፓርክን ብንወስድ አንድነት ፓርክ ለመስራት ምን ያህል ገንዘብ ነበር የፈጀው?

ኢትዮጵያ ዉስጥ ብዙ ብርቅየ እጽዋቶች ይገኛሉ። ከነዚህም ውስጥ ወይራን መውሰድ እንችላለን። አንድ ወይራ ምን ያህል ሜትር ከፍታ ድረስ ሊያድግ ይችላል?